ይህ የዘንባባ እጽዋት ሲሆን በከተሞች አካባቢ የከተማ ውበት በጣም አስፈላጊ የሆነ የዛፍ አይነት ነው ባህሪው በክረምት አካባቢ አለምልሞ ወይም አረንጓዴ ሆኖ ቁመቱ ትልቅ እና ወፍራም የሆነ እጽዋት ነው።

እንደምንመለከተው የምግብ ቤት ሆኖ የተለያዩ መዝናኛ ተጠቃሚዎች ተቀምጠው ይታያሉ እና የተለያዩ እንደሆነ ምግብ እንደሆነ ያሳያል

የምስል የሚያሳየው በመሰረተ ልማቶች መካከል ወደ ሆኖ የሆቴል እንግዳ አቀባበል የሆቴል ግሎባል ሆቴል የሚል ስም ያለው እና የእንግዳ መቀበያ ቦታ ሆኖ የሚያሳይ ቦታ ነው።

የኮንክሪት ማሽን ከተለያዩ የተለያዩ ከባድ ያላቸውን ነገሮች አንስቶ ለማስቀመጥ የሚያገለግል ግዙፍ የሆነ ማሽን ሲሆን አሽከርካሪ ምርት ቤተክርስትያን እንቀሳቀስ ማሽን ነው

በመስሉ እንደምንመለከተው የተለያዩ ሰዎች ለካፌ ውስጥ ገብተው ምግብ አዘው እና እየበሉ እንደሆነ ያሳያል አስተናጋጇ ምግብ ይዛ ወደ ሰዎቹ እሄደች እንደሆ እና የተለያዩ ሳይዝ ያላቸው ወንበሮች በዙሪያው ተቀምጠዋል።